ታንኳ ታንኳ የመጓጓዣ አይነት ሲሆን ይህ የመጓጓዣ አይነት በባህር ላይ ወይም በሃይቅ ላይ የሚጓጓዙባቸው ናቸው። እኒህም የመጓጓዣ አይነቶች በባህላዊ መንገድ የሚሰሩ የመጓጓዣ አይነቶች ናቸው። እንድሁም ደግሞ ሰዎች ከቦታ ቦታ በባሂር ላይ ይጓጓዙባቸውል።

አድዋ አድዋ በኢትዮጵያ ከሚታወቁ ታሪኮች መካከል በዋነኝነት የሚጠቀስ የታሪክ አይነት ሲሆን ይኸ ታሪክም በኢትዮጵያ እና በኢጣሊያ የተካሔደውን ጦርነት የሚያወሳ የታሪክ አይነት ነው ታሪኩም በኢትዮጵያ አሸናፊነት የተጠናቀቀ ታሪክ ነው።

የአፋር ባንዲራ የራሱ የሆነ መለያ ያለው ሲሆን፤ የአፋር ባንዲራ ከላይ ወደ ታች ሰማያዊ ፣ነጭ፣ አረንጓዴ አይነት ቀለሞችን የያዘ ሲሆን ፤ይህ የባንዲራ ዓይነትም በተለየ መልኩ የራሱ የሆነ ትርጉሙን ይዞ ይገኛል።

እስልምና ሃይማኖት በኢትዮጲያ ውስጥ ከሚታወቁ ሃይማኖት ተቋማት መካከል አንዱ ሲሆን ይህ የሃይማኖት ተቋም ብዙ ተከታዮች ያሉት የሐይማኖት ተቋም ነው። የዚህ ሀይማኖት መስራች ነብዩ መሀመድ በመባል ይታወቃል።

ስሚዛ ስሚዛ በኢትዮጵያ ከሚገኙ የእጽዋት አይነቶች መካከል አንዱ ሲሆን ይህ የእጽዋት አይነት በአጠቅ አካባቢ ችምግ ባንዴ በብዛት የሚበቅል የእጽዋት አይነት ነው። ይህ እጽዋት አይነት በብዛት ስለሚበቅል ለመቁረጥ አስቸጋሪ ያደርገዋል።

የአፋር ክልል የተለያየ የሆነ የራሱ ዓላማ ያለው ሲሆን፤ ይህም ሰማያዊ ፣ነጭ ፣አረንጓዴ የሆነው ከመሀል ደግሞ የካራ ምልክት ያለበት አርማ ነው። ይህም በአፋር ህዝብ የተለየ የራሱ የሆነ ትርጉም ይዞ ይገኛል።

ቲክቶክ በኢትዮጵያ ውስጥ ከሚገኙ ማህበራዊ ሚዲያዎች መካከል አንዱ ሲሆን ለመዝናናትና መረጃ ለማግኘት ይጠቀሙበታል ቲክቶክ በመላው የኢትዮጵያ ክፍል ተሰራጭቶ የሚገኝ የማህበራዊ ሚዲያ አይነት ነው።

ጠቅላይ ሚኒስትር ዶክተር አብይ አህመድ፦ ጠቅላይ ሚኒስትር ዶክተር አብይ አህመድ በአሁኑ ጊዜ ኢትዮጵያን እየመሩ የሚገኙ የኢትዮጵያ ጠቅላይ ሚኒስትር ናቸው። ጠቅላይ ሚኒስትሩ ኢትዮጵያን እናልማት በሚል ብዙ ነገሮችን በመስራት ላይ ይገኛሉ።

ለስላሳ ወተትና እርጎ ላይ የተመሠረቱ መጠጦች እንደ ፍራፍሬ ለስላሳዎች ገንቢና ጣፋጭ ናቸው።

ቢራ ቢራዎች ከመጠጥ አይነቶቹ የሚመደቡ ሲሆኑ እነዚህ የመጠጥ አይነቶች ለትላልቅ ሰዎች ብቻ የሚመከሩ እንድሁም ከሀያ አንድ አመት በታች ለሆኑ ህጻናት የማይፈቀዱ እና የማይመከሩ የመጠጥ አይነቶች ናቸው።

እንሶስላ:- እንሶስላ ዉበትን ከመጠበቂያ መንገዶች መካከል አንዱ ሲሆን ይህም የዉበት መጠበቂያ የሆነ ነገር ነዉ። የዉበት መጠበቂያ ሴቶች እጆቻቸዉን በመዋብ እንዲሁም ደግሞ ዉበትን የሚጨምርበት የመዋቢያ መንገድ ነዉ።

ብሎኬት ቤት፤ ብሎኬት ቤት በኢትዮጵያ ከሚገኙ ይመኖሪያ ቤት መካከል አንዱ ሲሆን ይህ የመኖሪያ ቤት አይነት ብሎኬቶች ተደርድረው በመሰራት ለመኖሪያ ቤት የሚሆኑበትን ደረጃ የሚያአይ የመኖሪያ ቤት አይነት ነው። ይሄውም ብሎኬት ለ ቤት አመቺ እና ተፈላጊ የሆነ የቤት የመኖሪያ አይነት ነው።

የታሸጉ ምግቦች የታሸጉ ምግቦች፦ ሱፐር ማርኬት ላይ የምናገኛቸው የሱፐር ማርኬት ምርቶች ናቸው። እኒህ የሱፐር ማርኬት ምርቶች እንደታሸጉ የሚሸጡ ሲሆኑ በቀላሉ ገዝተን ፈተን የምንመገባቸው የሱፐር ማርኬት ምርት አይነቶች ናቸው።

ትምህርት ቤት ፦ትምህርት ቤት ከመሰረታዊ አገልግሎት መካከል አንዱ ሲሆን ይህም መሰረታዊ አገልግሎት የግድ መቅረት የሌለበት እና በማህበረሰቡ በጣም አስፈላጊ ከሚባሉ አገልግሎት መካከል ቅድሜያ ተሰጦ የሚገኝ የአገልግሎት አይነት ነው ።

አፄ ዮሐንስ:- አፄ ዮሐንስ ኢትዮጵያ ላይ ከሚታወቁ መሪዎች መካከል በቀዳሚነት ስፍራ ተቀምጠዉ የሚገኙ የኢትዮጵያ መሪ ናቸዉ። እኝህ የኢትዮጵያ መሪ ከአፄ ቴወድሮስ በመቀጠል ስልጣን የተረከቡ የኢትዮጵያ ንጉስ ናቸዉ።

ዘመናዊ ሙዚቃ፦ ዘመናዊ ሙዚቃዎች ለየት ባለ መልኩ ከዘመኑ ጋር የሚሄዱ፥ አዳዲስ ፋሽን የሆኑ ነገሮችን የሚያቀርቡ፥ የሙዚቃ ዓይነቶች ናቸው። እነኝህ የሙዚቃ ዓይነቶች እንደየ ጊዜው የሚቀየሩ በመባል ይታወቃሉ።

አፄ ኃይለ ስላሴ ኢትዮጵያን ከመሩ መሪዎች መካከል አንዱ ሲሆን ይህም መሪ በተለይ መልኩ ጃንሆይ በመባል መጠሪያ ይጠራል እንዲሁም አብዛኛዎቹ የአፍሪካ ህዝቦች ጃንሆይን ይወዳቸዋል።

አብን:- አብን በኢትዮጵያ ዉስጥ ከሚታወቁት የፓርቲ አይነት አንዱ ሲሆን ይህ የፓርቲ አይነት በአማራ ክልል የተመሰረተ እንዲሁም ደግሞ አማራን ቅስቀሳ ለማድረግ ወይም የምረጡኝ ቅስቀሳ ለማድረግ ሲጥር የነበረ የፓርቲ አይነት ነዉ።